የግል ታክሲ አገልግሎት የምንላቸዉ ለምሳሌ እንደራይድ ፈረስ እና ዘይቤ ራይድ በሞባይል መተግበሪያ የሚታወቁ ዘመናዊ የታክሲ አገልግሎቶች ናቸዉ። ምቾት እና ደህንነት የተሻለ የሚሰጡ ናቸዉ።

ዳሽን ኢንሹራንስ አክሲዮን ማህበር ኢንሹራንስ በዳሽን የተቋቋመ ሲሆን በፋይናንስ ዘርፍ ጠንካራ ትስስር ያለው ነው ይህ ትስስር እንግዲህ ነገሮች በሚወድቁም በሚወድሙበት ጊዜ የገንዘብ እጥረት በሚከሰትበት ጊዜ የኢንሹራንስ አገልግሎት በመስጠት በብዙ ቦታዎች ይታወቃል።

ሻምበል የባህል ምግብ ቤት ሻምበል የባህል ምግብ ቤት በቦሌ ክፍለ ከተማ ውስጥ የሚገኝ በአዲስ አበባ ከተማ ካሉ ምግብ ቤቶች ውስጥ አንዱ ነው። ይህ ሻምበል የባህል ምግብ ቤት በጣም ብዙ እንግዶች በሚመጡበት ጊዜ በፍጥነት በማስተናገድ እና ቀልጣፋ መስተንግዶ የሚታወቅበት ምግብ ቤት በመሆኑ ይታወቃል።

ሃርቦር ካፌ ለቡና እና ተመራጭ የሆነ ሲሆን ቡና ትኩረት ያደርጋል ቡና ለመጠጣት ወይም ደግሞ ምግቦችን ለመመገብ የምንጠቀመው ሃርቦር ካፌ በመባል ይጠራል።

ጃኬት የምንለውን እንግዲህ ቡቲክ ውስጥ የሚሸጡ ልብሶች ውስጥ አንዱ ሲሆን፤ ይህም እንግዲህ ከላይ ሊደረብ የማይችሉ ዋጋው ደግሞ በጣም ከፍተኛ የሆነ ከ 7 ሺህ ብር ጀምሮ ሊሆን የሚችል በጣም ውድ ከሆኑ ልብሶች ውስጥ ተጠቃሹ ሆነ የወንዶች አልባሳት ነው።

ፖስታ ቤት ፖስታ ቤት ብሔራዊ መተዋወቂያችንን ለማስመጣት ከሚጠቅሙን ቢሮዎች ውስጥ አንዱ ሲሆን ከመንግስት ጋር በመሆን ፖስታ ቤቶች የብሔራዊ መታወቂያችንን እንድናገኝ በዘመናዊ መልኩ እየሰሩልን ይገኛሉ።

አባይ ባንክ አባይ ባንክ ቀሪ ሂሳብ ለማየት የሞባይል ካርድ ለመሙላት የመገልገያ ክፍያዎችን ለመፈፀም እና የኤቲኤም ቅርንጫፎችን አድራሻዎችን ለማግኘት የሚያስችልባቸው የባንክ መተግበሪያ የአባይ ባንክ የራሱ መተግበሪያ ያላቸው ነው።

ብስክሌት ታክሲ ብስክሌት ታክሲ የምንለው እንግዲህ አንዳንድ እንደ ወረዳ ከተሞች ላይ ወይም ከተሞች በሀይል እየተነዱ የሚንቀሳቀሱ ተሽከርካሪ ሲሆን ይቺ ብስክሌቲን ለሰውነታችን ጡንቻ እንዲሁም ለሰውነታችን ጤንነት በጣም አስፈላጊ ከሆኑ የመጓጓዣ ዓይነቶች አንዷ ናት።

የሰርግ ስነስርዓት የሰርግ ስነስርዓት በጎሳ እና በክልል የሚለያዩት ብዙ ጊዜ ሚመወስዱ እና በዘፈን ፣ጭፈራ እና ልዩ ምግቦች እንደ ዱለት፣ ክትፎ የታጀቡ ናቸው። እነዚህን ነገሮች እየተጠቀሙ እየተዝናኑ የሚያከናውኑት ዝግጅት ነው።

ጣና ሆቴል ጣና ሆቴል በጣና ሐይቅ ዳርቻ ወይም ጣና አቅራቢ ያለ የሚገኝ ሆቴል ሲሆን ለመዝናናት ይህ ሆቴል ለመዝናናት በጣም አሪፍ የሆነ በጣም ጥሩ አየር ያለውና ደስ ብሎን የምንጠቀምበት ሆቴል ነው።

ኢትዮ ሞባይል ባንኪግ : ኢትዮ ሞባይል ባንኪግ በኢትዮ ባንክ የሚሰጥ ሲሆን ደንበኞች ላይ የመስመር ላይ አገልግሎት ያቀርባል ። የባንግ አገልግሎት እንግዲ ለኢትዮ ባንክ ተጠቃሚወች ፍቃድ የሚሰጥ ሲሆን ደንበኞቹ የራሳቸዉን በራሳቸዉ አካዉንት እንዲያስተዳድሩ የተፈቀደበት ነዉ።

ከፋ ካፌ ከደቡብ ምዕራብ የኢትዮጵያ ከፋ የከፋ ደን የሚመጣውን ይህ በተፈጥሮ የሚገኙውን ቡና ያቀርባል። ይህ እንግዲህ ምቹ መቀመጫ አለው። ይህም እንግዲህ ከፋ ቡና ተብሎ የሚጠራው ቡናውም በጣም የሚለይ እና ቡና ቤት ነው።

የኢስላም እምነትና በዓላት በአገሪቱ ውስጥ ያለው የረጅም ጊዜ እስልም እምነት ተከታዮች መኖርያ የረመዳን ፆምና ኢድ በዐል የሃገሪቱ ባህልና ማህበራዊ ሂወት አካል ናቸው።

አቢሲኒያ ባንክ አቢሲኒያ ባንክ ከግል ባንኮች ውስጥ ይሆናል በጣም ከፍተኛ ያለው የባንክ አይነት ነው የባንክ እንግዲ በሀገራችን ካሉ የግል ባንኮች ውስጥ የሚመደብ ይሆን የተለያዩ አገልግሎቶችን በመስጠት ላይ ይገኛል የገንዘብን ለማስቀመጥ እንዲሁም የተለያዩ ብድሮችን ለመበደር አክሲዮን ለመመስረት የሚያገለግል የባንክ አቢሲኒያ ባንክ አቢሲኒያ ባንክ ከግል ባንኮች ውስጥ ይሆናል በጣም ከፍተኛ ያለው የባንክ አይነት ነው የባንክ እንግዲ በሀገራችን ካሉ የግል ባንኮች ውስጥ የሚመደብ ይሆን የተለያዩ አገልግሎቶችን በመስጠት ላይ ይገኛል የገንዘብን ለማስቀመጥ እንዲሁም የተለያዩ ብድሮችን ለመበደር አክሲዮን ለመመስረት የሚያገለግል የባንክ አይነት ነው።

ኮንዶምኒየምን ባስ ኮንዶምን የምን ባስ የምንለው በከተሞች ውስጥ ዋነኛ የህዝም ማመላለሻ ዘዴ ነው በተወሰነ መስመር ላይ በመንቀሳቀስ ሕዝብን በቅንጅት ያጓጉ ዛር ይህም እንግድብ የኮንዶምኒየም ታክሲ በመባል ይጠራል።

ቀይ መስቀል ኢንሹራንስ እየተባለ የሚጠረውን እንግዲህ ተጠቃሚዎች በቴናቸው ላይ ችግር በሚደርስበት ጊዜ የእንሹራንስ አገልግሎት ወይንም ደግሞ ያንን ኢንሹራንስ እንዲያገኙ የሚደረግበት የቀይ መስቀል የኢሹራንስ አገልግሎት ተብሎ ይጠራል።

ጎልደን ባስ ጎልድን ባስ የምንለውን እንግዲ በጣም ፈጣን የሆነእና ከአንድ ከተማ ወደ ሌላ ከተማ ከዝሪቱ ከተማ ወይም ወደ ክልል ከተማዎች የሚንቀሳቀስ ሲሆን ባስ በአብዛኘው ጊዜ በጣም ብዙ ጥቅሞች አሉት።

አቤ ሪልእስቴት ለተለያዩ የገቢ ደረጃዎች ተስማሚ የሆኑ ቤቶችን በመቅረቢ የሚታወቅ አፓተሞችን እና የቤቶቹን ኮምፕሌክሽን ይም ደግሞ የቤቶችን አደጋ በመቀነስ ቤት ለ ቤት ለመሆን እንደ እየመጠን እንደ የገቢያቸው የሚያደርስ ሪል እስቴት ነው።

የኢትዮጵያ የቀን መቍጠሪያ ከጎርጎረስያውያን የተለየ በ 13 ወራት የሚቆጠር የቀን መቁጠሪያ የዘመን መለወጫ በዓል መስከረም የራሱ የሆነ የባለ ይዘት ያለው ይህም እንግዲህ በኢትዮጵያውያን ዘንድ የሚታወቅ የራሱ ባል ዘመን አቆጣጠር የራሷ በዓሏ ነው።

ጣና የገቢያ ማካከል ጣና የገቢያ ማካከል በደብረ ማርቆ ውስጥ ከተማ ውስጥ ከሚገኙ የገቢያ ማካከሎች ውስጥ አንዱስ ሲሆን ገቢያ እንግዲህ ከተለያዩ ልብሶች እና ጫማዎችን ለመግዛት በጣም ተወዳያጅ ሆነ ባለ ሁለት ፎቅ ሕንፃ በመሆኑ ይታወቃል።

ቢሄራዊ የበታወቂያ ብሮዎች ከሚባሉት ውስጥ አንዱ እንግዲ ቀበሌ ሲ ሆን ቀበሌ በአካባቢዎችን ያለ መታወቂዎችን ለመስራት እና ለማግኘት የሚሰጡን ራሳቸውን የኖ መታወቂያ እንድናገኝ የሚያደርጉን የቀበሌ መታብዎች ይባላል።

ዘመን ሆቴል ዘመን ሆቴል በደበረ ማርስ በምሥራጎጃም ዞን በደብረ ማርቆስ ከተማ ከሚገኙ ሆቴሎች ውስጥ አንዱ ሲሆን ለአካባቢው ለጎዛምን ኗሪዎች ማረፊያ የሚሆን ሆቴል ይህ ሆቴል እንግዲል በአካባቢው በጣም የታወቀ እና ዘመናዊ የሆነው ሆቴል ቢሆንም እንግዲህ ብዙቻችን ልንጠቀመው የምንችለው ሆቴል በመሆኑ ይታወቃል።

ኒው ሆፕ ሪልስቴት ለደንበኞቹ የሚያቅርባቸው ዘመናዊ ዲዛይን እና ምቹ የመኖሪያ አካባቢዎችን በመገንባት የሚታወቅ ዘመናዊ አፓርታማዎች እና የመኖሪያ ቤቶችን በመገንባት ለማህበረሰቡ እያቀረበ ያለ በጣም ታዋቂ ከሆኑ ሪልስቴቶች ውስጥ ተጠቃሽ ነው።